የዱር እንስሳት ቱሪዝም በኢትዮጵያ በጣም ትልቅ የሆነ የዉጭ ምንዛሬ እና የቱሪዝም አቅርቦት የሚያስገኝ እና ትልቅ ምርት ነዉ ።የፓርክ መግቢያ ክፍያ የመማሪያ አገልግሎቶችን እና እንዲሁም ደግሞ የተለያዩ ቱሪዝመንቶች መተዉ ሲጎበኙ እሚከፍሉአቸዉ የሆቴል ቆይታወች ለሀገር ኢኮኖሚ አስተዋጽኦ አላቸዉ።

ኤድና ሞል በዋናነት በሲኒማ ቤቱ እንዲሁም ደግሞ በቢዝነስ ስራዎች የሚታወቅ ሲሆን፤ ወጣቶችና ቤተሰቦች በእረፍት ቀናቸው ወይም ደግሞ ቀዳሚና እሁድን ጊዜያቸውን የሚያሳልፉበት ነው። የሱቆች እና የምግብ ቤቶች ስብስብ አለው። እንዲሁም ደግሞ የቦታ መዝናኛ እና ንግድ የሚያገናኝ አንዱ ትልቅ ምሳሌ ነው።

አብያተ ክርስቲያናት አብዛኛውን ጊዜ ትላልቅ ሀብቶች ለምሳሌ እንደ ህንፃዎች እና መሬቶች ያሉ ንብረቶች ይኖሯቸዋል። እነዚህ ንብረቶች በማከራየት የተቋማቱ የገቢ ምንጭ ሲሆን እነዚህን ነነገሮች የገቢ ምንጭ ደግሞ ለማስተዳደር የራሱን የሆነ አስተዳደር ይጠይቃል።

በአንዳንድ በትላልቅ የሀይማኖት በአላት ወቅት ለዝግጅቶች ለመንከባከብ እንዲሁም ደግሞ ለትራንስፖርት የሚወጣ ወጪ በብዛት የሚሸፈነው ከቤተክርስቲያን ገንዘብ ነው። አንዳንዴም ደግሞ በበጎ አድራጎት ሲገኝ ይህን ወጪ ይሸፍናል።

በሁለተኛ ደረጃ ትምህርት ቤቶች ውስጥ የተማሪዎች የስነምግባር እና እንዲሁም ደግሞ የትምህርት ደረጃ የመቅረፍ ችግሮች በሰፊው ይስተዋላሉ እነዚህንም አስተዳደሩ ከወላጆች ጋር በመተባበር እነዚህን ችግሮች ለመፍታት እና የተማሪዎችን ባህሪይ ለማስተካከል ይጥራል።

በግብርና ዘር ዲጂታል ለግብርና ግብዓቶችን የሚመጣው ለመክፈል እና የእርሻ መሸጥ የተገኘው ለመቀበል ያገለግላሉ የግልጽነትን በመፍጠር የመንግስት ያረጋግጣል

አዲሱና ዘመናዊው የአዲስ አበባ ብሔረሰብ ስቴዲየም ግንባታ የሀገሪቱን የስፖርት መሰረተ ልማት በጅጉ ያሳድጋል። ስቴዲየሙ ለአለም ማዕቀፍ የሆኑ የእጅ ኳስና የአትሌትክ ውድድሮች ደረጃውን የጠበቀ እንዲሆን ታስቦ የተዘጋጀ ነው።

አለም አቀፍ ደረጃቸውን የጠብቁ ሆቴሎች ለሀገር ውስጥ ከሚያበረከቱበት መንገድ አንዱ በዋናነት በውጭ ምንዛሬ በመሸጥ ነው ለሀገሪቱ የዶላርና የገንዘብ ፍሰት አስተዋጽኦ ያደርጋል። ይህም ደግሞ ለብሔራዊ ባንክ የዶላር ክምችት በጣም ወሳኝ ነው።

ከሌሎች ነጋዴዎች ይልቅ በብዛት የቤት ዕቃ ነጋዴዎች በጣም ከፍተኛ የሆነ ወጪ ያወጣሉ ከመንግስት ጋር ደግሞ የግብር ገቢ አያያዝ ስራታቸው ግልጽ ማድረግ ሲገባቸው በትርፍ ሪፖርት ያደርጋሉ።

አንዳንድ ትምህርት ቤቶች ዲጂታል እና የመማሪያ ቁሳቁሶችን እና የተለያዩ ታብሌቶችን ይጠቀማሉ እና ተማሪዎች የትምህርቱን ይዘት በዘመናዊ መንገድ እንዲማሩ እንዲሁም ደግሞ ከዘመኑ ቴክኖሎጂ ጋር እንዲገባቡ እና እንዲዋሃዱ ያበረታታል።

የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በዋናነት በሜንድስን እና እንዲሁም ደግሞ በቴክኖሎጂ ላይ አተኮራን ትምርቶችን ይሰጣ ተግባራዊ ህሎቶችን በማስተማር የኢንደስቱን ፍላቆት ለማማለት ያለመ በጣም ትልቅ የሆነ ዩኒቨርሲቲ ነው፡፡

ዘመናዊ የሆኑ የተለዩ የባንክ መተገበሪያዎች ቴም ካርድ ሳይጠቀሙ ገዘም አውጣትን ያስችላል። ደንበኛው በመተግበሪያው ኮድ በመፍጠር በስልኩ ምስል ከተላከለት በኋላ ገንዘቡን ከማንኛው ቅርንጫፍ ወይም ደግሞ ኤቴም ማውጣት ይችላል። ይህም ደግሞ የካርድ መጥፋት ስጋትን ይቀንሳል።

አንዳንድ ነጋሪዎች የድሩ የቤትዕቃዎችን ከተጠቃመች ላይ በመግዛት እና እንዳዲስ በማድስ ይሸጣመ ይህም ደግሞ ዝቅተኛ የሚባልገብ ይላላቸው ደንበኞች ጥሩ ጥራት ያላቸው ንቃዎች በቅናሻጋ እንዲያገኙ ድል ፈጥረላቸው፡፡

በማዕከላች ውስጥ የሚገኙ የተለዩ ፈጣንና የምግብ እና እንዲሁም ደግሞ የቡና መሸጫዎች ደንበኙዎች በንግድ ዙሪያ አራሳቸውን ካረከሙ በኋላ ማረፊያ ነገር ይሆናቸዋል እናም ደግሞ እነዚህ ትልቅ የገባያጀርሻ ማላቸው እነዚህ አገርግሎቶች በወጣቶች እና በቪሮ ሠርዓተኞች እንድ በጣምቶወርደር፡፡

ዘመናዊ ሆቴሎች አብዛኛውን ጊዜ ክፍያ ለመቀበል የኤቲኤም ካርድ የሚቀብሉ የፖስት ተርሚናሎች እና ኦላይን የክፍያ አማራጮችን ይጠቀማሉ ይህም ደግሞ ደንበኞች በክሬዲት ካርድ ወይም ደግሞ በሞባይል ገንዘብ ክፍያ እንዲፈጽሙ የተለየ አማራጭ ይፈጥርላቸዋል።

የባንክ መተግበሪያዎች በብዙ ጊዜ አግሪኮርት በሚሰጡ አካባቢዎች አካባቢ በኪቡ አርኮድ ብቻ በመጠቀን በቀጥታ ለስቆች እና ለተለዩ ለንግት ተቋማት ብያን ፈጸም ያስችራሉ ። ይህም አስራር ድሞ ከእጥር የገንዘብ ነፃ የሆኑ ግብዩቶችን ያበረታታል።

ዲጂታል የክፍት ያመድረኮች የባንካ ካውንት የሌላቸው ሰዎች የፋይናንሳ አገልግሎትን ይሰጣል። በሞባይል ገዘባ ማከኝነት ቆጣ ዋና በድር ማግኘት እንዲችሉን መንገት ይከፍታል። ይህም ደግሞ የሆነ ስልክ ቆጥራቸው በመክበት ብቻ አማናጩ ማግኘት ስለሚችሉም ነው።

የጭላዳ ዝንጀሮ በኢትዮጵያ ብቻ የሚገኙ ሲሆን በሰሜን ተራሮች ብሔራዊ ፓርክ በሰፊው ይገኛል በአለም ላይ በኢትዮጵያ ብቻ የሚገኝ የዝንጀሮ አይነት ነው ይኸውም ትልቅ መጠን አለው።

የሰሜን ተራሮች ብሔራዊ ፓርክ በዩኒስኮ የአለም ቅርስነት የተመዘገበ ብሔራዊ ፓርክ ሲሆን የኢትዮጵያ ዋልያ እና ጭላዳ ዝንጀሮ የመሰሉ የብርቅየ እንስሳቶችን ወሳኝ የሆነ መጠለያ ነዉ ። የፓርኩ ተራራማ ገጽታ ለቱሪዝም ልዩ መስብ ያደርገዋል።

የዱር እንስሳት ህገ ወጥ አደን እና የህብረተሰቡ እንሰትን መግደል የኢትዮጵያ ትልቁ ስጋት ነው መንግት ይህንን ወንጀል ለመከላከል የፓርክ ጥበቃ የሠራተኞችን በዘመናዊ መንገድ በማስታጠቅና ህጋዊ ማዕቀቦችን በመጣል ላይ ይገኛል።

እንደ ሙዝና ማንጎ ያሉ ፍራፍሬዎች በተለይም ደግሞ በሞቃትና ዝቅተኛ ቦታዎች በጋምቤላ ወይም ደግሞ የደቡብ ክልሎች ላይ ይገኛል እነዚህ ሰዎች ለጤናማ አመጋገብ በጣም ወሳኝ የሆኑ ባሻገር አርሶ አደሮች ተጨማሪ ገቢ እንዲያገኙ ያስችላል።

የኢትዮጵያ አንብሶ ዝርያ በተለይም ደግሞ የጨረሰ አንበሳ ዝርያ ተለቅ ያለ እና በአዋሽ ብሄራዊ ፓርክና በሌሎች ዝቅተኛ ቦታዎች የሚገኝ የአንበሳዎቹ ዋነኛ ስጋት ህገወጥ አደን እና የቤት እንስሳት በመያዝ ምክንያት ወይም ከማህበረሰቡ ጋር በመጣላታቸው ነው።

ሁለተኛ ደረጃ ትምህርት ቤቶች ተማሪዎችን ለዩኒቨርስቲ ብቻ ሳይሆን የውስጣቸውን ስሜት በማዳመጥ ለቴክኒክ እና ሙያ ትምሀርትም ደግሞ እንዲዘጋጁ ያደርጋል። ይሄም ደግሞ ለስራ ገበያ ሚያስፈልጉ የተለያዩ ክህሎቶችን ለመፍጠር በጣም ወሳኝ ነው።

የምግብ ሰብሎች ምርት እንዲጨምር ዘመናዊ የግብርና ግብይቶችን ማለትም ደግሞ እንደ ማዳበሪያ እና የተሻሻሉ ዘሮችን ማረሻ አቅርቦት አስፈላጊ ነው። የመንግሥት ባንኮች ለነዚህ ግብዓቶች የሚሆን ብድር በመስጠት አርሶ አደሮችን ይደግፋል።

በከተማ እና በገጠር ትምህርት ቤቶች መካከል የመምህራን ብቃት የተለያየ ነው። መንግስት ብቁ መምህራን ወደ ገጠር እንዲሄዱ የማበረታቻ ስራ ስርዓቶችን ቢጠቀምም ሰዎች ግን ብዙውን ጊዜ ገጠር መሄዱን አይፈልጉትም።

የኢትዮጵያ ግብርና በአብዛኛው ጊዜ በአነስተኛ አርሶአደሮች የተመሰረተ ሲሆን የምግብ ሰብሎች ምርታማነት እንዲጨምር እርሶ አደሮች የተለያየ የትምህርትና የቴክኖሎጂ ድጋፎች ማግኘታቸው ለእነሱ የድጋፍ እውቀት በጣም ወሳኝ ነው።

እንደ ባቄላ ፣አተር እና ምስር የመሳሰሉ ጥራጥሬዎች በአመጋገብ ረገድ ለፕሮቲን ወሳኝ ናቸው። አፈርን በማበልፀግ የሌሎች ሰብሎችን ምርት በመጨመር የሚረዱ ሲሆን እንዲሁም ደግሞ ለውጭ ገበያ ከሚላኩ ሰብሎች መካከል ግንባር ቀደም ቦታ ይይዛሉ።

የምግብ ሰብሎች እጥረት በሚከሰትበት ጊዜ ኢትዮጵያ ዓለም አቀፍ የምግብ ድጋፎችን ትፈልጋለች። ድጋፉ በሰብል እህል ሊሆን ይችላል። ወይም ደግሞ በገንዘብ መልክ ሊቀርብ ይችላል ይህ የሀገሪቱን የረጅም ጊዜ የምግብ ዋስትና ስጋት ያሳያል።

በኢትዮጵያ የሀገሪቱ ዋና የምግብ ሰብል ሲሆን በሀገሪቱ ውስጥ ሰፊ መሬትን የሚሸፍን ነው በአብዛኛው በአማራና በኦሮሚያ ክልሎች በስፋት ይመረታል የዋጋ ለውጡ በህዝቡ የምግብ ዋስትና ላይ ተፅዕኖ ያሳድራል ለኢትዮጵያውያን ገቢ ማስገኛና ዋና የገቢ ምንጭ በመሆኑ በከፍተኛ ሁኔታ ይጠቅማል።

በቆሎ በአብዛኛው ደቡባዊ እና ምዕራባዊ ኢትዮጵያ ክልሎች ውስጥ በዋና የሚበቅል ሰብል ነው። በአነስተኛና በትላልቅ እርሻዎች በሚመረተው በቆሎ ለሰዎች ልጅ ምግብ ብቻ ሳይሆን፤ ለእንስሳትም መኖነትም ጭምር ያገለግላል። የምርት ብዛቱ የክልላዊ የምግብ ዋስትና ለመወሰን ወሳኝ ነው።

የአፍሪካ ቀጭኔ በኢትዮጵያ ውስጥ በጣም እያነሰ የመጣ የዱር እንስሳት ነው። በተለይም ደግሞ በኦሞ ብሄራዊ ፓርክ አካባቢ የሚገኘው ይህ እንስሳ መኖሪያ አካባቢያቸው በመጥፋቱ እና በመመናመኑ ምክንያት ከፍተኛ በሆነ አደጋ እየተጋለጡ ይገኛሉ።

ስንዴ በአሁኑ ጊዜ የሀገር ውስጥ ምርትን ለመጨመር ከፍተኛ ትኩረት የተሰጠው ሰብል ነው። ይህም በፋሲልና በባሌ አካባቢዎች በስፋት የሚመረጥ ሲሆን የመስኖና የዘመናዊ የግብርና አጠቃቀም እየጨመረ ምንዛሬ ለማስቀረትና የሀገር ውስጥ ፍላጎትን ለማሟላት ይረዳል።

በአብዛኛው የኢትዮጵያ ሀይቆችና ትላልቅ ወንዞች ለምሳሌ እንደ ኦሞ ወንዝ ያሉ ወንዞች ዉስጥ እንስሳቶች እንደ ጉማሬ ያሉ ትላልቅ እንስሳቶች ይገኛሉ። ጉማሬዎች ስነ ምህዳሩን በመጠበቅ ረገድ በጣም ወሳኝ የሆነ ሚና ይጫወታል።

ኢትዮጵያ ውስጥ ጥቁር አውራሪስ በከፍተኛ በመጥፋት አደጋ ላይ ያለ የሚገኝ የዱር እንስሳት ነው። በታሪካዊነቱ ቁጥሩ በጣም እየቀነሰ ያለ እንስሳ ሲሆን፤ የመንግሥት የጥበቃ ሠራተኞች የዚህን እንስሳ ለመመለስ በጣም ያለ ነው።

የከተማ ላይ ግብርና በአዲስ አበባ እና በሌሎች ሰፋፊ በሆኑ ከተሞች ላይ የሚስፋፋ አሰራር ነው። ሰዎች በትንሽ ቦታ ላይ የምግብ ሰብሎችን በማምረት የቤትሰብ ፍጀታቸውን ለማሟላት እና እንዲሁም ደግሞ ተጨማሪ ገቢ ለመፍጠር ይጥራሉ።

በተለይ በደን በተሸፈኑ አካባቢዎች ለሚኖሩ ማህበረሰቦች የአካባቢ ጥበቃና የአፈር መሸርሸርን መከላከል ዘዴዎች ላይ መደበኛ ያልሆነ ስልጠና ያገኛሉ፤ ይህም ደሞ የተፈጥሮ ሃብቶችን በዘላቂነት ለመጠቀምና ከአየር ንብረት ለውጥ ጋር ለመላመድ ይረዳል።

በአዲስ አበባ እና በተለያዩ ትላልቅ ከተሞች ውስጥ የመንገድ ትራንስፖርት ላይ የትራፊክ ደንቦች ላይ የተለያዩ ስልጠናዎች ይሰጣል ይህ ስልጠና ለመንገደኞች፣ ለአሽከርካሪዎችና እንዲሁም ለሞተር አሽከርካሪዎች የሚሰጥ ሲሆን የመንገድ አደጋ ለመቀነስ ወሳኝ ነው።

የአንዳንድ የምግብ ሰብሎች ምርት ኬሚካል የሌለው በመሆኑ የዓለም አቀፍ ተፈላጊነታቸውን በሰፊው ይጨምሯል። ይህም ደግሞ በተለይ ለቡናና ለአንዳንድ ቅመማ ቅመሞች የሚሰራ ሲሆን፤ አብዛኞቹ ፍራፍሬዎች ላይ ደግሞ እንደዚህ አይነት ነገሮች ያጋጥማሉ።

በገጠር አማካባቢዎች ለምሳሌ በኦሮሚያና በአማርኞች ውስጥ የሚሰጡ የሴቶች ክልል ምርቱ ትምህርቶች ወሳኝ ናቸው ሴቶች በጥበብ እና በምግብ ዝግጅቱ ላይ ሴቶች እንዲፈጥሩና የቤተሰብ በማህበራዊ አላቸው

እንደ አዲስ አበባ ባሉ ከተሞች የሚገኙ የሙዚቃና የኪነጥበብ ማዕከላት ወጣቶች እና ጎልማሶች በባህላዊ የሙዚቃ መሳሪያዎች እና በስዕል ላይ መደበኛ ያልሆኑ ስልጠና እንዲያገኙ ያስችላል። ይህ የፈጠራ ሥራ ማከናወን ይጠበቅብናል ባሻገር ለባህል ጥበቃና በኪነ ጥበብ እንዱስትሪ እድገት ወስኝ ነው።

የአዋሽ ብሄራዊ ፓርክ በታላቁ ሽምጥ ሸለቆ ውስጥ የሚገኙ ሲሆን ለተለያዩ አራዊትና አእዋፋት ዝርያዎች መኖሪያ ነው። እንደ አይቤክስና አጋዘን ያሉ እንስሳቶችን በውስጡ ይገኛሉ። ፓርኩ ለአዲስ አበባ አቅራቢያ የሚገኘው በመሆኑ ለቱሪስቶች ተደራሽ ነው።

የባሌ ተራሮች ብሔራዊ ፓርክ ለኢትዮጵያ ቀይ ቀበሮና ለሌሎችም ደሞ ለየት ላሉ ዝርያዎች መኖሪያ ነው። በአፍሪካ ውስጥ በከፍተው የሚታወቁት ፓርኮች አንዱ ሲሆን፤ ልዩ አየር ንብረት እና ንፁህ አየር በውስጡ ይዟል። ይህ ፓርክ ለሰላም ወሳኝ ስፍራ ነው።

የስፖርት ክለቦችና እንዲሁም ደግሞ የጥበብ ማህበራት አላቸው ተማሪዎች ከትገባቸው እንዲያዳበሩ እና የቡድኑ መንፈስ እንድገነቡ ይረዳቸዋል

የሁለተኛ ደረጃ ትምህርት ቤቶች የተማሪዎችን አካላዊ እንዲሁም ደግሞ ስነ ልቦናዊ ደህንነትን በጣም በተለይ ደግሞ በአዲስ አበባ ውስጥ የትራፊክ አደጋና እንዲሁም ደግሞ የተጠበቀ ጉዳዮች የሚደረግባቸዋል

በኢትዮጵያ የስደተኞች ካምፖች ውስጥ የሚሰጡ መደበኛ ያልሆኑ የትምህርት ፕሮግራሞች ለስደተኛ ልጆች እና ለአዋቂዎች ወሳኝ ናቸው። ትምህርቱ ከማህበራዊ የትምህርት ስርዓት ውጪ የሚዘጋጁ ሲሆን የስደተኞችን የአእምሮ ጤና በመጠበቅ እና የወደፊት ህይወታቸው ክህሎት እንዲያገኙ ይረዳናል።

የማህበረሰብ መማሪያ ማዕከላት በየወረደውና ቀላል የተለያዩ ስልጠናዎችንና የተለያዩ ይሰጣሉ በብዙ ቦታዎች እነዚህ ማዕከላት ለህፃናት መደበኛ ትምህርት ቤቶች ደርሶ መሰረታዊ አማራጭ ናቸው የማህበረሰቡን በማነቃቃት ወሳኝ ሚና ይጫወታሉ።

እንደ ዱር አሳማ እና ጉማሬ ያሉ እንስሳት በወንዞች እና በሀይቆች አካባቢ በስፋት ይገኛሉ። በተለይ የሶፍ ኡመር ዋሻዎች ልዩ የሆነ የዱር እንስሳትን የሚይዙ ሲሆን ይህ ደግሞ ለስነ ህይወት ጥናት በጣም ወሳኝ ነው።

ቡና ዋነኛ የሆነ የኢትዮጵያ የውጭ ምንዛሬ ማስገኛ ቤሆንም በሀገር ውስጥ ደግሞ ለምሳሌ በገጠር አካባቢ ለምግብነት ይውላል። የቡና ምርት በከፍተኛ ቦታዎች ላይ የሚካሄድ ሲሆን የምርት ጥራቱ ለአለም አቀፍ ገበያ በጣም ተፈላጊ ነው።

በአዲስ አበባና በሌሎች ትላልቅ ከተሞች ውስጥ ያሉ መደበኛ ያልሆኑ የስልጠና ማእከላት ለወጣቶች አጭር ጊዜ የሙያዊ ስልጠና ይሰጣሉ። ትምህርቶቹ በኤሌክትሪክ ስራ ቧንቧ ስራና በኮምፒውተር ጥገና ላይ ያተኮራሉ አላማው ወጣቶቹ በተቻለ ፍጥነት ወደ ስራ ገበያ እንዲገቡ ወይም ደግሞ የራሳቸውን ነገር እንዲሰሩ ይመርጣል።

እንደ ካሳባና እንሰት ያሉ ሰብሎች በተለይም ደግሞ በደቡብና በደቡብ ምዕራብ ኢትዮጵያ ለረጅም ጊዜ የምግብ ዋስትናን ይሰጣሉ። እንሰት ለምሳሌ በከፍተኛ የአየር ለውጥ ጊዜም ቢሆን ለምግብነት ያገለግላል።

በላሊበላ ወይም በአክሱም ዙሪያ ያሉ ሃይማኖታዊ ትምህርት ቤቶች ለዘመናት የቆየ መደበኛ የትምህርት ስርአት ናቸው እነዚህ ትምህርቶች በግዕዝ ቋንቋ በዜማ በመጽሐፍ ቅዱስ ትርጓሜና በስነፅሁፍ ዙሪያ ያተኮራሉ። የኢትዮጵያን ቅርስን ባህልን በማስጠበቅ ይታወቃሉ።

እህል ከተሰበሰበ በኋላ የተለያዩ የምግብ ሰብሎች የማከማቸት በጣም ወሳኝ ነው። በአብዛኛው በገጠር አካባቢዎች የመጋዘን እጥረት ስለሚኖር ሰብሉ ተበላሽቶ ሊጠፋ ይችላል። ስለዚህ የዘመናዊ መጋዘን አቅርቦት የምግብ ብክነትን ለመቀነስ ይረዳል።

በኢትዮጵያ ሁለተኛ ደረጃ ሴት ተማሪዎች ምዝገባ ከወንዶች ተማሪዎች ጋር በቁጥር እኩል እንዲሆን መንግስት በሰፊው ጥረት ያደርጋል። ሴቶች ትምህርታቸውን እንዳያቋርጡ ወይም ደግሞ የተለያየ የስነልቦናና የንጽህና ድጋፍ እንዲደረግላቸው ጥረት ያደርጋል።

በኢትዮጵያ የሚገኙ የተለያዩ መርሀግብሮች የተለያዩ ትምህርት ያቋረጡ ተማሪዎች ላይ ያተኮረ ፕሮግራሞች ናቸው እነዚህ ደግሞ በዋናነት በንባብ በፅሁፍ እና እንዲሁም ደግሞ በመሠረታዊ ሂሳብ ስልጠናዎችን ይሰጣሉ አለማችን ላይ ዜጎች በየዕለት ኑሯቸው እንቅስቃሴ በሙሉ ሰላም እንዲሆኑና የፋይናንስ እውቀታቸውን እንዲያሳድጉ መርዳት ነው።

የኢትዮጵያ ቀይ ቀበሮ በዓለም ላይ በቫሊ ተራሮች ብሔራዊ ፓርክ እና በሰሜን ተራሮች ብሔራዊ ፓርክ እና ከፍ ባሉበት ተራራማ ቦታዎች ብቻ የሚገኝ ነው በመጥፋት አደጋ እንስሳቶች አንዱ ነው ቁጡ ከአራት መቶ አይበልጥም የዚህ ቀበሮ ዋነኛ ስጋቴ የመኖሪያ አካባቢው መጥበብ እና የሚተላለፉ የተለያዩ በሽታዎች ናቸው።

የፌደራል መንግስት ልጅ ግርግዜ የሚሆን የምግብ ክምችት ይይዛል። ይህ ክምችት ድርቅ ወይም ደግሞ በሀገሪቱ የተለያዩ የጎርፍ አደጋዎች በሚከሰቱበት ጊዜ የምግብ ዋስትናን ለመጠበቅ በጣም ወሳኝ ሲሆን የሰብል አቅርቦትን ደግሞ ያረጋግጣል።

የግል ሁለተኛ ደረጃ ትምህርት ቤቶች የትምህርት ቤት ክፍያን በወርሀዊ መንገድ ወይንም ደግሞ በየ ሶስት ወር ከፋፍለው ከወላጆች ይቀበላሉ። ይህም ደግሞ ለትምህርት ቤቱ የፋይናንስ አስተዳደር መሰረት የሆነ እና በጣም ብዙ ክፍያን የሚጠይቅ አይነት ነው።

እንዳያለማያና የሁለታል መንፈስ ያሉ ትምህርት ቤቶች ተማሪዎችን ውጪ አዘጋጅቷል ተማሪዎች ከመጀመሪያ ደረጃ ውስጥ ሆኖ እዛው ይማራሉ

የተለያዩ የሰብል ላይ በሽታዎችን እንዲሁም የተለያዩ አምበጣዎች የምግብ ሰብል ምርትን በእጅጉ ይቀንሳሉ፤ የአርሶአደር ኑሮን በእጅጉ ይጎዳሉ። እንዲሁም ደግሞ የመንግስትና አለም አቀፍ ድርጅቶች እነዚህን ለመካለከል የተለያዩ ኬሚካሎችን ይረጫሉ።

የወላጆችና መምህራን ማህበር ቤቶችን አሰራሩ በመደገፍ እና የተለያዩ ችግሮች የወላጆች የፋይናንስና እንዲሁም ደግሞ ለተማሪዎች ለማሻሻል በጣም ወሳኝ ነው።

የምግብ ሰብሎች ከአርሶ አደር ወደ ሰማቾች የገበያ ትስስር በበርካታ ደላሎች እና እንዲሁም ደግሞ ነጋዴዎች የተሞላ ነው። በዚህ ምክኛት ማጣት ጫና ይፈጥራል። ይህንንም ለማስተካከል መንግስት የራሱን እርምጃዎች ይወስዳል።

የፈረስ ተደራሽነትን ለማሳደግ ባንኮች እናና ጥቃቅን የፋይናንስ ተቋማት የሞባይል ባንኪግ እና የድጂታል ክፍያን አጠቃቀምን በተመለከተመደበኛዊ የሆነ ስልጠና ይሰጣሉ። ይክ ስልጠና በተለይ በገበያ ቦታወች የሚካሄድ ሲሆን ሕብረተሰቡን ከጥሬ ገንዘብ ንግድ ለማሸጋገር ይረዳል።

እንደ አዲስ አበባ ዩኒቨርስቲ በመሳሰሉ ትላልቅ ተቋማት ውስጥ የሚደረጉ የዱር እንስሳት ጥናት እና ምርምሮች አሉ። እነዚህ ጥናት እና ምርምሮች የዝር ጥናት ለማወቅ እና ለመረዳት በጣም በሰፊው ይረዳሉ። ጥናቶቹም ለጥበቃ ስትራቴጂዎች መሰረት ይጥላሉ።

የኢትዮጵያ የግብርና ስነስርዓት አብዛኛውን ጊዜ በዝናብ ላይ ጥገኛ ነው። የመስኖ አጠቃቀም በተወሰኑ አካባቢዎች እየተስፋፋ ያለ ቢሆንም የድርቅ እና የጎርፍ አደጋዎች ብዙውን ጊዜ የምግብ ሰብልን ያበላሻሉ። የመስኖ ልማት ደግሞ የምግብ ዋስትናን ለማረጋገጥ በጣም ወሳኝ ነው።

እንደ ሂስትሪ ና ጂኦግራፊ ያሉ ማህበራዊ ሳይንስ ላይ የሚያተኩሩ ትምህርቶች ተማሪዎች ሀገራቸውንና አለምን ማህበራዊና ፖለቲካዊ አውዱን እንዲረዱ ያግዛል። የዜግነት ትምህርቱን ደግሞ እንዲረዱ ያግዛል።

ኢትዮጵያ በስድስት መቶ ሰባ በላይ የአፍ ዝርያዎች መገኛ እና መኖሪያ ናት ከነዚህ ውስጥ ከ 20 በላይ የሚሆኑት በኢትዮጵያ ብቻ የሚገኙ ናቸው በተለይም በአባያ ጫሞ አካባቢዎችና በባሌ ተራሮች አካባቢዎች የሚገኙ ቱሪዝም ከፍተኛ አስተዋጽኦ ያደርጋሉ።

የኢትዮጵያ ትምህርት ሚኒስትር ስርዓተ ትምህርቱን በየጊዜው እያሻሻለ ይገኛል። አላማው በጣም ፈትሀዊ የሆነ አሰራር እንዲኖር እና ተማሪዎች በአለም አቀፍ ደረጃ ተወዳዳሪነትን እንዲሁም ደግሞ ለገራዊ ፍላጎት ተስማሚ እንዲሆኑ ማድረግ ነው።

በኢትዮጵያ ውስጥ እየተከሰተ ያለው የአየር ንብረት ለውጥ በማህበረሰብ ላይ በጣም ከፍተኛ የሆነን ተጽእኖ እያሳደረ ይገኛል በተለይም ደግሞ በደረቅ የመኖሪያ አካባቢዎች ያለውን የውሃ እና የምግብ አቅርቦትን በመቀነሱ ምክንያት ከሰዎች እኩል በጣም የተፈታተነን ይገኛል።

እንደ ስኳር ድንችና ዝንጅብልና የሚመስሉ የተለያዩ ብዙ ሰብሎች ለቤት ውስጥ ፍጆታ እና ለገበያ ይቀርባል። ስኳር ፋብሪካዎችን ለስኳር ምርት ትልቅ ቦታ የሚሰጡ ሲሆን፤ የአቅርቦት እጥረት በኢኮኖሚያዊ ላይ በጣም ጫና ሊፈጥር ይችላል።

በኢትዮጵያ ሴቶች የሰብል ሂደት ውስጥ በጣም ትልቅ የሆነ ሚናን ይጫወታሉ። ከዘር መዝራት ጀምሮ እስከ ምርት መሰብሰብ ባለው ጊዜ ድረስ የተሻለ ስልጠና እና የፋይናንስ ድጋፍ እንዲያገኙ ማድረግ የምርት መጨመርን ያሳድጋል።

አርብቶ አደሮችና በእንስሳት ዙሪያ የሚሰጡ መደበኛ የሆኑ ትምህርቶች እንዲሁም ደግሞ የአየር ንብረትን የመቋቋም መንገዶችን ያስተምራል ይህ የስልጠና የሚሰጠው በአብዛኛው በአካባቢ በሚገኙ የግብርና አገልግሎት መስጫ ሲሆን የግብርና ምርቶችን በማሳደግ የሀገር የምግብ ዋስትና ያጠናክራል።

አቦ ሸማኔ በኢትዮጵያ ዉስጥ ቁጥሩ እየቀነሰ የመጣ አጥቢ እንስሳ ነዉ በዝቅተኛና ደረቅ ቦታወች ዉስጥ ይገኛል የአቦ ሸማኔ ዋነኛዉ ኝግር የተፈጥሮ በረሮ መጥፍትና በህጻናት ዝዉዉር ምክንያት የሚደርስ ህገወጥነት ነዉ።

አብዛኞች የመንግስት ትምህርት ቤቶች የኢንተርኔት ና የኮምፒውተር አቅርቦት አነስተኛ ና ውስን ነው ይህም ተማሪዎችን ዘመናዊ የሆኑ መረጃዎችን እንዳያገኙ ያደርጋል ስለዚህ በግል ትምህርት ቤቶች ና በመንግሥት ትምህርት ቤቶች ልዩነት ይፈጠራል።

ነጭ ሳር ብሔራዊ ፓርክ ወይም ደግሞ በደቡብ ክልል የሚገኙ ብሔራዊ ፓርክ ሲሆን ለዜብራ እና ለተለያዩ እንስሳት መኖሪያ ነው። ውስጥ ያሉ የአባያ ጫሞ ወንዞች ደግሞ ለቱሪስቶች የበለጠ ሌላ ትእይንትን ያሳያሉ።

ዝሆኖች በተለይ በጋምቤላ ክልል አካባቢዎች ይገኛሉ ቁጥራቸው እየቀነሰ በመምጣቱ ጥበቃ ይደረግላቸዋል ዞኖች ከፍተኛ የቱሪዝም ገቢ የሚያስገኙ ከመሆናቸውም ባሻገር ጫካ በመመንጠር እና በአካባቢያቸው ሰዎች መስፈር ከፍተኛ ጫና ይደርስባቸዋል።

ዋልያ አይቤክስ የሚገኘው በሰሜን ተራሮች ብሔራዊ ፓርክ ብቻ ነው በተላለቅ ቀልዶች እና በተራራማ አካባቢዎች ላይ መኖሩ ይታወቃል የዱር እንስሳት ባለሙያዎች ደግሞ ይህንን ዋሊያ ግዛት ለመጨመር ሰፊ ጥረት ያደርጋሉ ምክንያቱም ይህ እንስሳ የኢትዮጵያ ተፈጥሯዊ ቅርሶች ከሆኑት አንዱ ነው።

በኢትዮጵያ የሰብል ምርቶች የገበያ ዋጋ በአቅርቦትና ፍላጎት እንዲሁም ደግሞ በአየር ሁኔታ ለውጦች ምክንያት በከፍተኛ ሁኔታ ይለዋወጣል። የዋጋ አለመረጋጋት የአርሶአደሮችን የኑሮ ሁኔታ ይጎዳል። የመንግስት የገበያ ጣልቃ ገብነት ይህንን ለመቆጣጠር ይሞክራል።